የስነ ምግባር ጉዳዮች የጤና ፖሊሲ ህይወትን የማዳን የግለሰብ ምርጫን የማክበር እና መረጃን የመጠበቅ ስነምግባራዊ ማክበር ያለባቸው የመረጃ ስነምግባሮች ውስጥ ዋነኛ ሃላፊነት አለባቸው።

ጥርሶችን መታጠብ በቀን ቢያንስ ሁለት ጊዜ በጧት ከቁርስ በኋላ እና በማታ ከመተኛት በፊት ለ2 ደቂቃ ያህል ጥርሶችን በስሱ መታጠብ አስፈላጊ የሆነ የጥርስ ጤናን ለመቆጣጠር ይረዳል።

የቴክኖሎጅ ፖሊሲ የቴክኖሎጅ ፖሊሲ በጤና ተቋማት ውስጥ ዘመናዊ የህክምና መሳሪያዎች እና የጤና መረጃዎች ስርዓቶች እንዴት ጥቅም ላይ መዋል እንዳለባቸው ይመራል። ይህም ደግሞ የቴክኖሎጂ ፖሊሲ ይባላል።

የአእምሮ መናወዝ የምንለው እንግዲህ ከጭንቅላት ጉዳት በኋላ የሚከሰተውን የአእምሮ ጉዳት መመርመር ማከምና አትሌቱ ወደ እስፖርቱ እንዲመለስ የማድረግ ስራ ነው።

ስር የሰደደ ህመም አስተዳደር ከረጅም ጊዜ የስፖርት ጉዳት ወይም ከመጠን በላይ ከመስራት የሚመጡ ህመሞችን የመቆጣጠር ዘዴ ነው። ይህም እንግዲህ በስፖርት በምንሰራበት ጊዜ ብዙ ጊዜያትን በምንሰራበት ጊዜ ሊከሰትብን የሚችል ነው።

የመጀመሪያ ደረጃ እርዳታ ጉዳት በደረሰበት ቦታ ላይ በፍጥነት የሚሰጠው ህክምና ለምሳሌ ሰበር ያንን ስብራትን ለማጋገም ቅድመ ዝግጅት የሚደረግበት እንዲሁም ደግሞ የመጀመሪያ

የወንዶች ተዋልዶ ጤና አንድ ወንድ ዘር ፍሬ ጤንነትን ያሉ ከተዋልዶ ጋር የተያያዙ የሌሎች የጤና ጉዳዮች የሚታይበት የስነ ጤና ተዋልዶ ነው።

የፖለቲካ ቁርጠኝነት ፖሊሲዎች ውጤታማ እንዲሆኑ ከፍተኛ የሆነ የመንግስት ፖለቲካዊ ቁርጠኝነት ያስፈልጋቸዋል ይህም የጤና ፖሊሲዎች እንዲተገበሩ መንግት በቁርጠኝነት ሊሰራ እና ሊተገብር ይገባል።

የፊዚዮትራፒ ወይም አካል ማገገሚያ የአትሌቶች አካላዊ ተግባር እና ጥንካሬው ወደ ቀድሞው ሁኔት ለመመለስ የሚሰጡ ልምምዶች እና የህክምና አገልግሎቶች ውስጥ የሚመደብ ሲሆን፤ ይህም የስፖርት እንክብካቤ ነው።

የደህንነት ወሊድ አገልግሎት ወሊድን በስለጠነ የጤና ባለሙያ ወይም ሃኪም ነርስ እና ወይም ሚድ ዋይፈሪ በሚባሉ እንዲፈጸም የሚደረግበት ይደርሲህ ሆኔም እንግዲህ በጤነ ስነት ዋልዶ ላይ የሚደረግ ነው፡፡

አምንቡሎወዲ የሚለው የደም ግፊትን ለመቀነስ የሚያገለግል በኢትዮጵያ በስፋት ከሚታዘዙ የደም ግፊት መዳያኒቶች ውስጥ አንዱ ነው ይህም እንግዲህ ለደም ግፊትን ለመቀነስ ንታስብ የሚሰራ መዳያኒት ነው፡፡

የውስጥ ትል ሕክምና ሕፃናት ከትል በሽታ ለመጠበቅ በየስድስት ወሩ ወይም በየ አመቱ የትል መዳኔት በስጠትና እንዲሁም ደሞ ያለበትን የጤና ሁኔታ የሚረጋገትበት የሕፃናት ሕክም ና ውስጥ አንዱ ነው።

የስኳር መጠንን መቀነስ የስኳር መጠንን መቀነስ የስኳር ያላቸው ምግቦችን እና መጠጦችን በአፉ ውስጥ ባክቴሪያ እንዲድራቡ እና አስድ እንዲአመርቱ ስለሚያደርጉ መገደብ አለባቸው። ይህም እንግዲ የስኳር መጠን መቀነስ ይባላል።

አዲስ የተወለዱ ሕፃናት እንክብካቢ ይህም ከተወለዱ በኋላ ባሉበት የመጀመሪያ 28 ቀናቱ ውስጥ የሚከሰቱ ችግዶች መከታተል እና ማከብ በኢትዮጵያ ከፍተኛ ትኩርት ተሰጡት እይተሠራበት ያለ ሕጽነት ሕክምና ነው

የናይቶሮሎጂካል ጤና ከኤክስሬይ እና ከሌሎዎች ጨረሮች ምንጮች የሚመጡ የጤና አደጋዎችን መቆጣጠር እና ህክምና ባለሙችን መከላክን ለምሳሌ በሆስፒታሎች ላይ የሚደረግ የጤና ክትትል ነው።

አላፕሪን የደም ግፊት ና የልብ ድካምን ለማክረም የሚያገለክል ይመዳኒት ሲሆን ይመዳኒትን ግዲህ ልባችንም በሚያመን ጊዜ እንዲሁን ደግሞ የደም ግፊትን በሚኖርብን ጊዜ የምኖወስደው የመዳኒት ዓይነት በመሆን ይታወቃል፡፡

ከመዳኒቶች ውስጥ አንዱ እንግዲ አሬግሬሳ ሲሆን አሬግሬሳ የምንለው መዳኒት በባህላዊ መልኩ የሚሆን በተፈጥሮ የሚገኝ መዳኒት ሲሆን እንዲሁም ለተለያዩ በሽታዎች ኩንፋን መስልንና ለሳንባ ለምችh የሚያገለግል ነው።